የስልጠና ማስታወቂያ ።ሰዎች ስልጠና ለማሰልጠን እና የተለያዩ ስልጠናዎችን የወታደር እንዲሁም የትምህርት ማሰልጠኛ ለማሰልጠን የሚደረግ ማስታወቂያ ነው።

በግብርና ውስጥ ከሚገኙትኝ የጤፍ እህልን ማልማት ሲሆን የጤፍ እህል የሚለማው እንግዲህ በውሃ ገብም ሆነ በበሬ በማረስም ብቻ በክረምት ሊሆን ይችላል። ግን ጤፍ የሚጠቅመው ለምን ለምንድነው ?

የመደበኛ ትምህርት የመደበኛ ትምህርት እንግዲህ ተማሪዎች ራሳቸው ከዛው ቁጭ ብለው ፊትለፊት ተቀምጠው የሚማሩት የትምርት አይነት ሲሆን በዚህም ተማሪዎች በጣም ዉጤታማ የሚሆኑበት የትምህርት አይነት ነው::

የኮንዶሚኒየም ቤት እንግዲህ ሰዎች በየአመቱ ገንዘብ በመክፈል የሚኖሩበት ሲሆን፤ ይህንም በተሳታፊ ከተሞች የሚታወቃ ነው።

የጤፍ ንግድ ፡የጤፍ ንግድ እንግድህ ሰወች ከገበሬ በመግዛት ለሸማቾች የሚያደርሱ ነጋደወች ናችው። ብዙ ዜግች እንግድህ በዚህ ይታወቃሉ ጤፎችን መሸጥ እና መለወጥ ማለት ነው።

ውልቃት ሲወልቅ የሚታሽ እግር ሲሰበር የሚታሽ ህክምና ሲሆን ይህም መጀመሪ እርዳታ ይባላል። ሰዎች እንደተሰበሩ እግር የሚታሸግበት ማለት ነው።

የግብርና ማስታዎቂያ፦ የግብርና ማስታዎቂያ ማለት የተለያዩ ሰዎች ግብርናቸውን ለማስተዋወቅ ያደገ የተሻለም ቢሆን ለሰዎች ለማሳዎቅ የሚያደረጉበት ማሳውቂያ ነው።

በእግር ላይ ጉዞ፤ በእግር ላይ እንግዲህ ጉዞ መጎ ማለት ምንም ተሽከርካሪ ነገር ሳይጠቀሙ በእግር መጓዝ ነው። ምንም ነገር ሳይዙ በድሩ አባቶቻችን በግራቸው ሲጓዙ እንደሚታወቀው።

ሎሽን የውበት መጠበቂያ ሲሆን ወይም መዋቢያ ሲሆን ሎሽን ሴቶችም ወንዶችም በመቀባት ሰውነታቸውን በመቀባትውበት ይጠብቁበታል። እንግዲህ ከአመድ ከመሆን መሆን ነጭ ከመሆን ነገር ያድናል። ሎሽን ለምን ለምን ለሰውነት ይጠቅማል?

የአስደንጋጭና አሳዛኝ ዜና መጥፎ ዜና እንግዲህ የሚዘገበው በሰዎች ላይ በሚደርሱ ጊዜ የጉዳት አይነት እየታየ ነው። ይህም የሰዎች ሞት ለቅሶና እንደዚህ አስደናቂ ዜና ይባላል።

ቻፕስቲክ፦ ቻፕስቲክ እንግድህ ለሴቶች ለመዋቢያ የሚያገለግል ሲሆን በጣም ሴቶች የሚጠቀሙት ነው በስፋት አሁን ላይ ቻፕስቲክ ከንፈራቸውን ለመቀባት የሚጠቀሙት ቻፕስቲክ ግን ከንፈር ለምን ምን አገልግሎት ያገለግላል?

ኮንጎ ጫማዎች ኮንጎ ጫማዎች እንግዲህ ከጎማ የሚዘጋጁ ናቸው በጣም በተለይ በገጠርማ አካባቢ የሚዘወትሩ ጫማ ናቸው ::

መፅሐፍ የሒሳብ መፅሐፍ የሒሳብ መፅሐፍ ብዙ ቁጥሮችን መደመሮችን ብዙ ቀመሮችን የያዘ ሲሆን ብዙ የሒሳብ ስሌቶችን በጣም የሚጠይቅ የመፅሐፍ አይነት ነው። ግን የሒሳብ መፅሐፍ ከስንተኛ ክፍል ጀምሮ ይሰጣል?

ሸለቋማ አካባቢ መልክአ ምድር አባጣና ጎርባጣ ያለበት ስፍራ ነው።

ሽፍን ጫማ፦ ህሽፍን ጫማ እንግድ በሞቃታማ የሚለበስ ሲሆን ይህን ጫማ ከተለያዩ ጉዳቶች፣ ከተለያዩ አደጋወች የሚከላከል ይህም በካልስ የሚለበስ ጫማ ነው።

የትግራይ ክልል ባንዲራ፤ የትግራይ ክልል ባንዲራ ቀይ፣ ቢጫ እንዲሁም አርማ ያለበት ሲሆን ይህ ባንዲራ አሁን ላይ በስፋት ህዝቦችዋ የተገለገሉበት ይገኛሉ የትግራይ ህዝቦዎች ማለት ነው።

ሽሮ ምግብ የሽሮ ምግብ እንግዲህ በኢትዮጵያ በስፋት የሚዘወተር የኢትዮጵያ ህዝቦች የሚጠቀሙት የምግብ አይነት ነው። በጣም በብዛት የሚታወቅ ነው ሽሮ እንግዲህ ከክክ የሚዘጋጅ ነው።

የባህል ሙዚቃ የባህል ሙዚቃ እንግዲህ በድሮ በጥንቱ ኢትዮጵያ የሚዘወትር ሲሆን በጣም አሁን ላይ ግን እየጠፋ እየደበዘዘ መጥቷል። የባህል ሙዚቃ በጣም የሚያምር ለሰዎች የሚያዝናና ነው። የባህል ሙዚቃ ግን ለምንድነው ከቀን ወደ ቀን እየጠፋ የመጣው?

የእግር ፀጉር የእግር ፀጉር እንግዲህ ከእግር የሚነቀል ሲሆን በጣም በስሱ እና ላዛ የሆነ ፀጉር ነው የሚበቅለው።

በፋሽን ውስጥ ከሚገኙ የቀሚስ ፋሽን፦ የቀሚስ ፋሽን አሁን በጊዜው ላይ በጣም ሴቶች እየተባቡበት እና እያማሩበት የሚገኝ የልብስ አይነት ሲሆን ግን ይሄ ፋሽን የመጣው ከመቼ ጀምሮ ነው ?

ታሪክ የኢትዮጵያ ታሪክ የኢትዮጵያ ታሪክ እንግዲህ በጣም እንደሚታወቀው ከጥንት አንስቶ የመጣ ሲሆን በጣም ብዙ ታሪክ ያላት ሃገር ናት። ከኢትዮጵያ ታሪኮች ዉስጥ እንግዲህ እንደሚታወቀው የአደዋ በአል ብዛት ያላቸው በአላት ይታወቃሉ ከነዚህ ሁሉ በአላት በጣም ትልቁ በአል የትኛው ነው?

የማንጎ አትክልት፣ የማንጎ ፍራፍሬ፤ የማንጎ ፍራፍሬ እንግዲህ ብዙ ጠቀሜታዎች አሉት። ሲሆን ለጸጉር፣ ለጤንነት እንዲሁም ለተለያዩ ለምግብነት የሚያገለግል ነው። የማንጎን ፍሬ ለማዘጋጀት ወይም ለመትከል ምን አይነት ቦታ ተመራጭ ነው?